እስልምና ሀይማኖት እስልምና ሀይማኖት የራሳቸው የሆነ እምነት እና አስተምህሮ ያላቸው በጣም ብዙ ተከታይ ያለው ሀይማኖት ሲሆን የዘመን አቆጣጥርሯቸው ምን በመባል ይታወቃል?

አጼ ሚኒሊክ አፄ ሚኒሊክ የአድዋ እንዲል ኢትዮጵያ ታላቅ ታሪክ የሰሩ ት ታላቅ ንጉስ ሲሆኑ የአድዋ ጦርነት በስንት ዓመተ ምህረት ነበር

ብርቱካን ብርቱካን በጣም ተወዳጅ ና ፈሳሽ ብርቱካን ብርቱካን በጣም ተወዳጅ የሆነ በብዙ ዘንድ የተለመደ የቫይታሚን ያለው ንብረት ፍራፍሬ ምን አይነት የአየር ንብረት ይስማሟዋል።

ጠረጴዛ ጠረጴዛ በቤት ውስጥም በቢሮ ውስጥም አገልግሎት የሚሰጥ ዕቃ ሲሆን ፤ ይህ እቃ ከተለያዩ ነገሮች ሊሰራ ይችላል። ጠረጴዛ ከምን ከምን ይሠራል?

የለቅሶ ባህል የለቅሶ ባህል በተለያየ ቦታ የሚለያይ ቢሆንም በአብዛኛው ሰው ወይም ቤተሰብ ሲሞት ደረታቸውን እየደቁ ጸጉራቸውን እየነጩ እንዲሁም ፊታቸውን እየነጩ የሚያለቅሱ የማህበረሰብ ክፍል ይገኛሉ ይህ አንድ ባህል ነው።

እስልምና እስልምና አንዱ የሀይማኖት አይነት ሲሆን ይህ ሃይማኖት መቼ ተመሰረተ በማንስ ተመሰረተ?

ሆቴል ሆቴል በተለያዪ ቦታዎች ተገንብተው የተለያዩ አግልገሎቶችን የሚሰጡ ከምግብ ቤት ልንጠቅሳቸው የምንችል ሲሆን፤ ሆቴሎች ሁሉንም ያማከለ ወጪ ወይም ዋጋ አላቸው ብላችሁ ታስባላችሁ?

መጋዝ ከልዩ ልዩ መሳሪያዎች የሚመደብ እና ለአናጢዎች ትልቅ አገልግሎት የሚሰጥ መሳሪያ ነው። ይህ መሳሪያ የተለያዩ ነገሮችን ለመቆራረጥ የሚጠቅም ነው። ይህ መሳሪያ ከምን ይዘጋጃል?

የልብስ ፋሽን ልብሶችን በተለያየ ዲዛይን እንደሞ ከዘመኑ ጋር ምሄድ ዲዛይን ናፋሽን ሰርቶ ማክረብ ሲሆን ምናይነት የልብስሳሽን ታቃላችሁ?

ሽምግልና አንዱ ባህል ሲሆን ሽምግልና ለትዳር ልጃችሁ ለልጃችን የሚል ቀለመ ጠይቅ ለሴቴቷ ቤተሰብ የሚቀርበት የባህል ሥርዓት ነው

የሸክላ ስራ የሸክለ ሥራ አንዱ ጥበብ ሲሆን ይኸውም የተለያዩ የዋልካ አፈርን በመጠቀም እና ሌሎችን በመጠቀም የሚሰራ ስራ ነው። ይህ ጥበብ ምን ያህን ለሀገሪቷ አሰዋጾ አድርጓል?

የትምህርትየፊዚክስ ትምህርት አንዱ የተፈጥሮ ሳይንስ የትምህርት ክፍል ሲሆን ይህ ትምህርት በርካታ ቀመሮች እና ከተፈጥሩ ጋይ የተሳሰሩ በርካታ ፈጠራዎች ያሉት ትምህርት ነው የፊዚክስ አባት መባል የሚጠራው ማልነው

የትምህርት ዜና ስለ ትምህርታዊ ጉዳይ የሚያብራራ ሲሆን ለምሳሌ ስለ ኢንትራንስ ወንም ደግሞ የዩኒቨርሲቲ መግቢያ ፈተና አስመልክቶ የሚነገር ዜና አለ ዜና ስላለፉት ተማሪዎች እንዲሁም ደግሞ ስለ ፈተና ውኔታ በሙሉ እየሚዘገብ ዜና ነው የዚህ ዜና ጥቅም ምንድነው?

ሊፕስቲክ ሴቶች የውገት ለመጠበቂ የሚጠቀሙበት የውበት መጠበቂያ ነው። ይህ የውበት መጠበቂያ በከንፈራቸው ከንፈራቸውን በመቀባት የሚጠቀሙት ሲሆን ከምን የሚዘጋጅ መስላቸዋል?

ታንኳ በውሃ ላይ ለመጓጓዝ በመቅ ዘፊያ የቀሰፉ ወደ የብስ ወይም ወደ ደረቅ የመሬት ክፍል የሚሸጋግሩበት መጓጓዣ ነው። ይህን መጓጓዣ በቀላሉ መስራት ይቻላል ከምን ከምን ይሰራል?